በምስሉ ላይ የምንመለከተው ሰላም ተስፋየ ለወጋገን ባንክ ፤ በወጋገን ይቀበሉ ይመንዝሩ የሰራቺዉ ማስታወቂያ ነው።

በምስሉ ላይ የምንመለከተው የተክል አይነት ዘንባባ ይባላል ። በጣም ቆንጆ አና ደስ የሚል የተክል አይነት ነው።

በምስሉ ላይ የምንመለከተው እንግዲህ አሁን ላይ በጣም አዋጪ የሆነ የስራ ዘርፍ የሶፋ እጥበት አገልግሎት ነው።

በምስሉ ላይ የምንመለከተው የመጠጥ ቤት ሲሆን የተለያዩ መጠጦችን ፣ ውስኪዎችን ባንኮሊ ላይ ቁጭ ብለን የምንጠጣበት የመጠጥ ቤት ነው።

በምስሉ ላይ እንደምንመለከተው ወጣቱ ተፈጥሯዊ አበባዋን ውሃ በማጠጣት ስራ ላይ ነው።

በምስሉ ላይ የምንመለከተው የእናት ባንክ የሆነዉን አርማ፤ ልዩ መለያዉ ነው ፤ በቀይ ነው።

በምስሉ ላይ የምንመለከተው የዘኒት ቅባት ፤ የጭቃ ቅባት፣ ለሴቶች ጸጉር በጣም ተስማሚ እና ምቹ የሆነ የቅባት አይነት ነው። ቆንጆ እና ለጸጉራችን የዉበት መጠበቂያ ነው።

በምስሉ ላይ የምንመለከተዉ አገልግል ይባላል። አሁን ላይ በጣም አዋጭ የስራ ዘርፍ እና ብዙ ሰዎች እየተቀየሩበት ያለ የንግድ አይነት ነዉ።

በምስሉ ላይ የምንመለከተው ጫማ ለእስፖርት አገልግሎት ሊውል ይችላል፤ በጥቁርና በነጭ የተሰራ ለእስፖርት የሚሆን ቆንጆ ጫማ ነው።

የምንመለከተው ምስል በሀገራችን ላይ በተለያዩ ህንፃዎች አገልግሎት የሚውል የድንጋይ አይነት ው። እሱም በጣም አዋጪ የሆነ የቡልኬት ማምረት ንግድ ስራ ነዉ ። በጣም አዋጭ ነው ።

በምስሉ ላይ የምንመለከተው ሬስቶራንት ሁለት ሽህ ሬስቶራንት ይባላል። የተለያዩ አይነት ምግቦችን የምናገኝበት ሬስቶራንት ነው።

የምንመለከተው ምስል ታዋቂዎቹ አትሌቶቻችን ደራርቱ ቱሉና ሻለቃ ኃይሌ ገብረስላሴ ቦክስ ውድድን በመሞከር ላይ ናቸው።

በምስሉ ላይ የምንመለከተው የሽንብራ እሸት ይባላል እሱም ሽምብራውን እየፈለፈልን ከውስጥ እያወጣን መብላት እንችላለን።

ቀደም ባለ ዘመናት ላይ የዶሮ መገነጣጠል ቁጭ ብላ ዶሮ እየገነጣጠለች ያለች ሴት ናት። ቀደም ባለ ዘመናት የነበረውን የሚያሳይ ነው ።

በምስሉ ላይ የምንመለከተው እስልምና እምነት ተከታዮች እምነታቸውን የሚያካሄዱበት የመስጊድ ህንጻ ነው።

በምስሉ ላይ የምናያቸው የወተት አይነቶች ለልጆች እንዲሁም ለአዋቂዎች የሚሆን የወተት አይነቶች ናቸው።

የምንመለከተው ምስል የኢትዮጵያ ባህላዊ ልብስ በማስታወቅ ላይ የምትገኝ ቆንጆና ውብ የሆነች ሴት ነች።

በምስሉ ላይ የምንመለከተው ለልደት ፕሮግራም ልዩ የሆነ በፒንክ ከለር የተሰራ የልደት ዲኮር ነው ።

ይህ የምንመለከተው ምስል መሶብ ይባላል። በኢትዮጵያ ባህላዊ የሆነ የምግብ የዳቦ ማቅረቢያነት የምንገለገልበት የባህላዊ እቃ ነው።

በምስሉ ላይ የምንመለከተው አርማ የአማራ ክልል ትምህርት ቢሮ አርማ ነው እሱም ጥራት ያለው ትምህርት ለሁሉም የሚል መርህ የያዘ አርማ ነው።

በምስል ላይ የምንመለከታቸው ዲሽቦዮችን በቆሻሻ የተደፈኑ ዲሽቦዮችን እያጸዱ ያሉበት ሁኔታ ነው።

የምናየው ምስል አጅግ የሚያምር የጅ ሴአት ንው። ቀለሙም የሚያምር ወርቃማ ቀለም ነው።

ምስሉ ላይ የምንመለከተው ቁጥርጥር ስሬት ነው። ከታቹም ጨሌ ያለበት ቁጥርጥር ስሬት ነው ።

ይህ የምናየው ምስል በሀገራችን በስፋት የሚመረት የአትክልት አይነት ቲማቲም የሚባል የአትክልት ነው።

በምስሉ ላይ የምንመለከተው እንግዲህ ለሰርግ የሚሆን ልዩ የሆነና ያማረ በጣም የሚያምር ድኮር ስራ ነው። የማስዋብ የማስጌጥ ስራ ነው።

ይህ ሰልፍ የሚያመለክተው በህዝቦች በመንግስቱ ላይ ያላቸውን ተቃውሞ ያለባቸውን ችግር ባደባባይ ወተው የገለፁበት ሰልፍ ነው።

በምስሉ ላይ የምንመለከተው ጌጣጌጥ እንግዲህ በእጅ የሚሰራ ለቤት ማስዋቢያነት የምንጠቀመው ስፌት ነው።

በምስሉ ላይ የምንመለከታቸው የባጃጅ ትራንስፖርት አገልግሎት በመስጠት ላይ ያሉ ባጃጆች ናቸው። እና በጣም አዋጭ የሆነ የትራንስፖርት አይነት ነው።